ግጥም ከጥበብ አይነቶች ውስጥ አንዱ ሲሆን በዚህም ጥበባችን የተለያዩ ምስሎችን በወረቀት ላይ ወይም በሸራ ላይ በማስፈር የተለያዩ መልዕክቶችን ማስተላለፍባቸዋለን።

የገና ዛፍ የገና ዛፍ በገና በዓል ጊዜ ከተለያዩ ቦታዎች ላይ በመግዛትና በመምጣት ቤታቸው ላይ በማድረግ በተለያዩ ቁሳቁሶች ለምሳሌ ደግሞ በመብራቶች ደግሞ የተለያዩ በማድረግ በማስኬድ የሚያሳልፋሉ

ሙዝ ሙዝ ካፍራፍሬ አይነቶች ውስጥ አንደኛው ሲሆን ፍራፍሬ ለሰው ልጆች የተለያዩ ጠቀሜታዎችን ይሰጣል ሲሆን ደግሞ የጫላ ያለውና ውስጥ ሲለት ደግሞ ነገሮችን የያዘ ነገር ነው።